ቴኒስ ከፍተኛ የአካል ብቃት ትኩረት እና ፈጣን ምላሽ ነው የሚጠይቅ የግል ስፖርት ነው። ተጫዋቾች ኳሱን በኔት ላይ በማሳለፍ ነጥብ ለማግኘት ይወዳደራሉ። ኃይለኛ አገልግሎቶችን

የዲጅታል ትምህርት ቴክኖሎጂ ወደ አንድ ደረጃ ትምህርትን ለማስገባት ጥረቶች አሉ። ይህም የዲጅታል መሳሪያዎች እና መማሪያ መሳሪያዎች መጠቀም ለተማሪዎች አዲስ ልምድ ይሰጣል።

የመፃና ግጅቶች የአመጤን በድግደ በደጅ በይንመትን ላተጠበት አለመቀት ያን አንገር ቀነቶችን አክረ

የቴክኒክ ስልጠናዎችና የሰው ኃይል ጣቢያዎች ስራ የሚያስፈልገው ስለኔ ሰው ኃይል ዕጥታ የስልጠና አገልግሎት የሚሰጡና ነጋዴዎች ይህንን ክፍተት ለመሙላት እድል አላቸው።

ከፍተኛ ትምህርት መሰረት አጠቃላይ ትምህርት ለከፍተኛ ትምህርት መሰረት በመሆን የበቁ ባለመዎች ምርጥ ቁግና በ12ኛ ክፍል የሙሰጠው ፈተና ተማሪዎች የተለያዩ ከፍተኛ ትምህርት አማራጮች ተመለየት ይረዳል።

የሀይል ቆጣቢዎች አቅራቢዎች ሜትሮች ስማርት ሜትሮች እና ሌሎችም የሀይል ቆጣቢ መሳሪያዎችን የሚያቀርቡ ነጋዴዎች ኢኤሀ የሀይል አጠቃቀምን እና ክፍያን በዘመናዊ መንገድ እንዲከታተል ይረዱታል።

የኃይል መቆረጥ እና የጄኔሬተር ነጋዴዎች በተደጋጋሚ የልም መቆራረጥ ምክንያት ብዙ የኃይል ምንጋዴዎችና ኩባንያዎች የኃይል ምንጭ ጄኔሬተር ይገዛሉ ይህም የጄኔሬተር ምርት አቅራቢዎች እንዲስፋፋ አድርጓል።

የበሽታ ስጋት የእንስሳት በሽታዎች የዘርፉ ምርታማነት በእጅጉ ይጎዳሉ የክትባት እና የጤና አገልግሎት በቂ ተደራሽነታ ለመኖር ዋናው ችግር ነው መንግስት ለበሽል ትኩረት ሰጥቷል

ስርዓተ ትምህርት የአካባቢ ባህልና እሴቶችን ያካተተ አካል ሲሆን ተማሪዎች ችግሮችን በቀላሉ ለመፍታት ያነሳሳል ተግባራዊ ትምህርት ይጨመርበታል።

የጤና ኤክስፐርቶች እና ስራተኞች ሚና በቅጠር የሚገኙ የኤክስቴንሽን የነ ተረተኞች ለህፃሚያ ሜቶ ያደርጃየዩኒበርስተ ትልቅ ድርሻ አላቸው።

የእናቶች ወህት ማጥዋ የመጀመሪን ጽድስ ወራት ጡት ማጥባትን አበረታታት የፃሞተንጤም እናምገት ለማሻሻይ የሰነሆነኛ ዜትን

የመምህራን ሥልጣና ሁለተኛ ደረጃ መምህራን በተማሩበት የትመብት መስ የድግሪ ደረጃ ዕውቀት ያላቸው መሆን ይጠበቅባትል። በሙያው በቂ እና ማጎልበቻ ሥልጠና አማካኝነት እውቀታቸውን ያሻሽላሉ።

ቅርጫት ኳስ ፈጣን እና ጉልበትን የሚጠይቅ ስፖርት ነም ከፍብሎ መዝለም ማቀበል እና ትክክለ እግብ መከራዎች አስፈልጋሉ ጉድኖች በችሎታኛ በፍጥኖት ይወዳደራል። አጨራረሱ እስከ መጨረሻው ሳይካን ድረት አስደሳች ነው።

የኢምፖርት ወይም ያስመጭ ሚና ዘመናዊ እና ቅንጡ የሚባሉ የቤት ቃዎች በተላይም የቢሮ እቃዎች እና ከፍተኛ ዲዛይን ያላቸው ከቱርክ እና ከቻይና በመጡ አስመጫዎች በኩል ይቀርባል።

የሰራተኛ ሕግ አማካሪዎች የሰራተኛ እና አሰሪ አለመግባባቶችን በመፍታት ላይ የሚሰሩ የሕግ ባለሞያና ነጋዴዎች አሉ ለትላልቅ ኩባንያዎች የሠራተኛ ሕግጋትን የማክበር አገልግሎትም ይሰጣሉ፡፡

የእስረኞች መብት ተሟጋቾች የሰባዊ መብት ባለሙያዎችና ነጋዴዎች በሆይኒ ቤቶች ውስጥ የእስረኞችን መብትና ደህንነት ለመጠበቅ ይሠራሉ የፍት ስርዓቱ ግልጽነት እንዲኖረው አስተዋጾ ያበረክታሉ።

የኢንዱስትሪ ፓርኮች እና የኃይል ፍላጎት በኢትዮጵያ እየተገነቡ ያሉ የኢንዱስትሪ ፓርኮች ከፍተኛ የኤሌክትሪክ ኃይል ይፈልጋሉ። ይህ የኃይል ፍላጎት ማከፋፊያ ጣቢያዎችን ለማስፋፋት እና ለኃይል ዘርፍ ነጋዴዎች ሥራ ይፈጥራል።

የጥራት ደረጃዎች እና የቁሳቁስ አቅርቦዎት የኤሌክትሪክ ቁሳቁሶች ለደህን ነት ሲባል ጥብቅ የጥራት ደረጃዎችን ማማላት አለባቸው ። ነጋዴዎች የሚያቀርቧቸው ንቃዎች የኢትዮጵያ በመዘኛዎችን ለማማላታቸው ማድረጋገጥ ይጠበቅባቸዋል።

የሕግ ባለሙያዎችና ጠበቆች የግል ጠበቆችና የሕግ አማካሪዎች የፍትህ ሥርዓቱ ዋና አካል ናቸው። የንግድ የወንጀልና የቤተሰብ ጉዳዮችን ጀምሮ በተለያዩ የሕግ ዘርፎች ለነጋዴዎችና ለግለሰቦች የሕግ ውክልና እና ምክር ይሰጣሉ።